ይሄ በምስሉ ላይ የምታዩት ለእጅ፣ ለፊት መዋቢያ ለማዘጋጀት የሚሆን የአበባ አይነት ነው።

ይህ በሰፊው እየተሰራ ያለ መሰረተ ልማት ነው። አዲስ የግንባታ ህንፃ እና የተለያየ የመናፈሻ አረንጓዴ ተክል የሚዘጋጅበትን ቦታ የሚያሳይ ምስል ነው። በፊትለፊቱ ላይ የእግረኛ እና እንዲሁም የመኪና መንገድ እይታም አለው።

ምስሉ ላይ የምናየዉ ምግብ ሳቡሳ ይባላል። የሚዘጋጀዉም ከድፍን ምስር እና ከቂጣ ተጠቅሎ እንደገና ዘይት ዉስጥ በመጥበስ የሚዘጋጅ የምግብ አይነት ነዉ።

ይህ የምታዩት የሻይ ቡና እርሻ ነው ።የምትመለከቷቸው ሴቶች ደግሞ የሻይ ምርቱን በመልቀም ላይ ያሉ ሴቶች ናቸው ።

እኒህ በምስሉ ላይ የምታዩአቸው ዳክዬዎች ናቸው ። ሰፋ ያለ እና ለምዝናኛነትም ወይም ለመጓጓዣ የሚያገለግል ሀይቅ ዳርቻ ላይ ምግባቸውን በመሻማት ለመመገብ ሲገፋፉ ነው የምናያቸው።

በምስሉ ላይ የምታዩት የኢንተርናሽናል ቴኩንዶ ክለብ ማስታወቂያ ነው። ቦታውም ቡታጅራ በምትባል ወደ ደቡብ መሄጃ ላይ ያለች አንድ ቦታ ነች።

በምስሉ ላይ የምታዩት መፅሀፍ ሌቱም አይነጋልኝ በሚል ርዕስ የተዘጋጀ ልብ ወለድ መፅሀፍ ነዉ። በጣም ተጠቃሚ መብዛቱን ያሳያል። ምክንያቱም ለ 10ኛ ጊዜ የታተመ መፅሀፍ ነዉ።

ይህ በምስሉ ላይ የምታዩት የመጠጥ አይነት ነዉ። በተለያየ ጣዕም እና አይነት መጠን በመደርደሪያ ተዘጋጅተዉ የተደረደሩ የመጠጥ አይነት ነዉ።

ይህ በምስሉ ላይ የምታዩት ከበሮ ነው በቤተክርስቲያን ዉስጥ በተለያየ ዜማ እግዚአብሔርን ለማመስገን የምንጠቀምበት መሳሪያ ነው።

በምስሉ ላይ የምንመለከተው በኢትዮጵያ ውስጥ የሚገኝ ቆየት ያለ ቅርስ ይመስላል። በፊትለፊቱ የአክሱም ቅርስ የሚመስሉ ያላቸው ሀገር ለት በሮችን ይዟል። ከበሩ በላዮች ደግሞ ሁለት በትንሹ የተከፈቱ መስኮቶችን ይዟል በረጅሙ በአንደኛው መስኮት በኩል ረጅም ገመድ ያለው ደውል እንመለከታለን።

ይህ በምስሉ ላይ የምናየዉ ተሳቢ መኪና ነዉ። ብዙ ጊዜ የተለያዩ እቃዎችን ከአገር አገር ለማጓጓዣነት ለረዥም ጉዙ የሚያገለግል ብዙ እቃዎችን ለመጫን የሚያገለግል ወይም የትራንስፖርት የመኪና አይነት ነዉ።

ይህ በምስሉ ላይ የምናያቸው ሰዎች የገጠሩ ህብረተሰብ ሆነው ሞቅ ያለ የሰርግ ጭፈራ ላይ እንዳሉ የሚያሳይ ነው።

ይህ በምስሉ ላይ የምታዩት የሀገራችን ባሕል ቡና ማፍያ ጀበና እና ሲኒ የንቅሱ በጥቁር ያማረ ምስል ነው ።

ይህ በምስሉ ላይ የምታዩት የዱር እንስሳ ነው። በጣም ትልቁ እና የወንዱ መለያው ቀንዱ በጣም ትልቅ ነው። አጋዘን የሚባል በጎንደር ተራራማ ስፍራ ላይ የሚገኝ እንስሳ ነው።

ይህ በምስሉ ላይ የምናየው ቤት በጅምር ያላለቀ የጭቃ ቤት ነው። ከፊትለፊት ደግሞ የሳር ክምርና የኩበት ክምር ይታያሉ።

በምስሉ ላይ የምንመለከተው በተለያየ መጠን የተዘጋጀ የጸጉር ቅባት ሲሆን፤ ዛላሽ ይባላል። የውሃ መልክ ወይ ቀለም ያለው ሲሆን፤ ለጸጉር እድገት በጣም ጠቃሚ የጸጉር ቅባት ነው።

ይህ በምስሉ ላይ የምታዩት ምች የሚባለውን ህመም ሲያመን ዳማከሴ የተባለውን መድሃኒት እየጨመቁ ነው።

ይህ የምታዩት ምስል የሀገር ባህል ጌጣጌጥን የሚገልፅ ፤ ከስፌት የተሰራ የግድግዳ እና በተለያዩ ጠረቤዛዎች ላይ የሚቀምጥ ጌጥ ነው::

ይህ በምስሉ ላይ የምታዩት በእርሻ ላይ ያለ ሰው በእጁ ይዞ የሚያሳየው የተክል አይነት እሸት አተር በእሸትነቱ ሳይደርቅ በአረንጓዴነቱ ሳይፈለፈል ማለት ነው ።

ይሄ በምስሉ ላይ የምታዩት የባህር ዛፍ ተክል ነው። ቅጠሉ ገና ለጋ ነው ያልጠነከረ ገና በማቆጥቆጥ ላይ ያለ ባህርዛፍ ነው።

ይህ በምስሉ ላይ የምታዩት የእንጨት ውጤት ለምኝታቤት የልብስ መደርደርያ ማስቀመጫ እና እንዲሁም የቴሌቪዥን ማስቀመጫ ተብሎ የተሰራ የቤት ውስጥ እቃ ነው ።

ይህ በምስሉ ላይ የምታዪቸው ሰዎች ባንዲራ የተለያየ የመፈክሮች ይዘው ሰላማዊ ሰልፍ የወጡ ሰዎች ናቸው።

ይህች በምስሉ ላይ የምታዩአት ህፃን የተሰራችው ሹሩባ ገመድ ይባላል። አወ ገመድ! ገመድ የሚባል የሹሩባ አይነት።

ይህ በምስሉ ላይ የምታዩት ባንዴራ የጋምቤላ ክልላዊ መንግስት ባንዴራ ሲሆን መለያ ከለሩም ቀይ ነጭ አረንጓዴ ጥቁር እና ኮከብም ሊኖር ይችላል።

በምስሉ ላይ የምታዩት ባህላዊ ልብስ ከጥጥ የሚሰራ እንደ ጋቢ ነጠላ ቡልኮ የመሰለውን ለመስራት እኒህ እናት ቁጭ ብለው ጥጡን በመፍተል ላይ ነው ። ይህ ደግሞ ታዳጊ ለዛ ለመስሪያ የሚሆነውን ድር ለማድራት እያዘጋጀ ነው።

ይህ በምስሉ ላይ የምታዩት የአንድ አመትባል መገለጫ በቤታችን ውስጥ ሳር በመጎዝሆዝ ፣ አበባ በማድረግ ቡና ለማፍላት ስርዓት የሚዘጋጅ ነው። ፊት ለፊት የምታዩት ደግሞ ማጨሻ ትባላለች፤ እጣን የምናጨስባት ማጨሻ ናት።

ይህ በምስሉ ላይ የምትመለከቱት የአማራ ክልላዊ መንግስት ባንዴራ ነው ። ሁለት አይነት ቀለሞች አሉት ዳር እና ዳር ላይ በቢጫ ቀለም የተሰራ ሲሆን መሀሉ ቀይ ቀለም አለው የመሀሉ መደብ ቀይ ቀለም መደቡ ላይ ደግሞ በቢጫ የተሰራ ኮኮብ አለው።

ይቺ ሴት በስራ ላይ ነች ስራዋም ንግድ ነው ።የምትነግደውም ደግሞ የንግዱ አይነት የተለያዩ የወሎ ጭሳጭሶች ነጋዴ ናት ወይም ትመስላለች።

ይህ በምስሉ ላይ የምናየው የአንድ ብሄርና ብሄረስብ ፕሮግራም ዝግጂት የደቡብን የሚያሳይ ዜና የተዘጋጀ ምስል ነው።

ይህ በምስሉ ላይ የምታዩት በጣም የሚያምር እና ዉብ የሆነ የመዝናኛ ስፍራ ነው። በዳርቻው ላይ ሃይቆች የዉሃ ያለበት ስፍራ እናያለን ፤ በጣም ዉብ እና ለመዝናኛነት የተዘጋጀ ቦታ ነው።

ይህ በምስሉ ላይ የምታዩት የቀድሞ የመጉጉዋዣ ትራንስፖርት የነበረው የባቡር አይነት ነው ፤ በተለያየ ፍርጎ ተቀጣጥሎ ተቀጣጥሎ ከአገር አገር የሚጉዋዝ ፤ የኢትዮጵያ ባንድራ ከፊቱ ላይ አለበት።

ይህ በምስሉ ላይ የምታዩት የኢትዮጵያን ሀገር ባህል ወይም የሰሜኑን ክልል እስክስታ እና ዉዝዋዜ በማሳየት ላይ ያሉ ሴቶች ናቸው።

ይህ በምስሉ ላይ የምታዩት የእንጨት ስራ ውጤት ሲሆን ከቤት እቃ ውስጥ አንዱ የሆነ ዙሪያውን የተለያዩ ሰዎች ለመቀመጫነት የሚጠቀሙበት የቤት እቃ ነው።

ይህ በምስሉ የምናየው ተክል የበቆሎ ቡቃያ ነው በመስመሩ በአግባብ የተዘራ ዘር ነው ይህች የምናያት ሴት ደግሞ ይህን ተክል በመንከባከብ ላይ ትገኛለች።

በምስሉ ላይ የምታዩት የጥምቀት በዓል ስርአት በመከናወን ላይ እያለ ነው። ወጣቶች ምንጣፍ እየጠቀለሉ እና ታቦቱ በሚሄድበት እግር ስር እያነጠፉ የሚከናወን የሐይማኖታዊ ስርዓት ነው።

እነዚህ በምስሉ ላይ የምታዩአቸው በገጠራማ አካባቢ በህብረት ወጠው የሚሰሩት የደቦ ስራ ይባላል። ቦይ በመዛቅ የእርሻ ቦታዎችን ለማዘጋጀት የሚያሳይ ምስል ነው።

ይህ በምስሉ ላይ የምናያቸው በብዛት የተለያዩ ህዝብ ያለበት ነው። የተለያየ ህዝብ ያለበት ደሞ መለያቸው ወይም ባንዲራ አርማቸው አለ ይህም ባንዲራ ሰማያዊ እና ነጭ በመሆኑ ይለያል።

ይህ በምስሉ ላይ የምታዩት ቆዳ ለብራና ጽሑፍ ለማዘጋጀት እየተሸለተ ያለ የተወጠረ የበሬ ቆዳ ነው።

ይሄ የምታዩት ባህላዊ የአጨፋፈር አይነት ነው። ጭፈራውን አስደግፎ በ ማሲንቆ እና በ ክራር በተለያዩ የተደገፈ የባህላዊ አጨፋፈር አይነት ነው።

ይህ በምስሉ ላይ የምታዩት የስፖርት አይነት ነው። ራቅ ወዳለ ስፍራ በመውጣት በመዝናኛነት መልክ የሚጫወቱት የስፖርት አይነት ወይም ውድድር።

ይህ በምስሉ ላይ የምታዩት ከቤት እቃ አንዱ የሆነው ከብረት የተሰራ ነው። ብዙ ጊዜ የሚጠቅመን ለመጥበሻነት ነው።

ይህ በምስሉ ላይ የምታዩት የአይን ሽፋሽፍት ለማስዋቢያ የተኳላ ኩል ወይም ጌጥ ነው ። የአይን ውበትን ለመግለጫነት የተኳለ የኩል አይነት ነው ።

ይህ በምስሉ ላይ የምናየው ሀይማኖታዊ ስፍራ ነው እንደምናየው ከአንድ ድንጋይ ጥርብ ተፈልፍሎ የወጣ ጥንታዊ የሆነ ቤተክርስቲያን ነው ። በስተቀኝ በኩል አንድ አባት ከላይ ነጭ ልብስ ለብሰው እና ቁመው እያስቀደሱ ነው ።

ይህ በምስሉ ላይ የምናየው የባህር ዳርቻ ወይም ሰፊ ሀይቅ ነው። በሀይቁም ዳርቻ ዳክዬዎች እለታዊ የሆነ ምግባቸውን በሀይቁ ላይ በመፈለግ ላይ ወይም በማደን ላይ ናቸው።

ይህ በምስሉ ላይ የምታዩት በወይነ ጠጅ በቀይ ቡኒ ቀለም የተሰራ እጅግ ምቹና ዘመናዊ ነጠላ ጫማ ነው።

ይህ በምስሉ ላይ የምታዩት እሸት በቆሎ ገና በእርሻው ላይ እያለ አንድሁ ላይኛው ሽፋኑ ተገልጦ እናያለን። ምስሉም የበቆሎ እሸት ነው።

ይህ በምስሉ ላይ የምታዩት የሚገልጸው የኢትዮ ቴሌኮም ሰራተኞች በስራ ላይ እያሉ ነው። ቀይ ልብስ ለብሳ የቆመችው ደግሞ የኢትዮ ቴሌኮም ስራ አስኪያጅ ፍሬ ህይወት ዘውዴ ትባላለች።

በተለያዩ የህክምና ስፍራዎች ወይም የላብራቶሪ ተቋም ለምርምር ወይም ለትምህርት የተዘጋጁ የተለያየ የላብራቶሪ መግለጫዎች ናቸው።

በምስሉ ላይ የምናየው ዘምባባ እና የተለያዩ ግራ እና ቀኝ እፅዋቶች አሉ ። ብዙ ጊዜ በመዝናኛ ስፍራ አረፍ ለማለት እንደ ጥላነት የሚያገለግል ተክል ነው ።

ይህ በምስሉ ላይ የምታዩት መርከብ የተባለ የመጓጓዣ እና ተሽከርካሪ አይነት ነው ለሰውም ሆነ ለእቃ ማጓጓዣ ያገለግላል ።

ይህ በምስሉ ላይ በስተግራ በኩል የምታዩዋቸው ሆቴሎች ናቸው ። በፊት ለፊት ላይ በስተቀኝ ደግሞ ሰፊ የሆነ መንገድ ነው።

ይህ በምስሉ ላይ የምናየው የቤት እቃ ነው። የቤት እቃነቱም መጠሪያ ስሙ ትሪ በመባል ይታወቃል። ቤተሰብ ሰብሰብ ብሎ በገበታ ዙሪያ ለመመገቢያ የተዘጋጀ የቤት ውስጥ እቃ።

በምስሉ ላይ የምናየው የቤት እቃ ነው አገልግሎቱም የተለያዩ ድስቶቹን ከላይ ጥዶ ለማብሰል እንዲሁም ደግሞ ከፊት ለፊቱ በበሩ ላይ የምታዩት ተከፍቶ ለሚጠባበሱ ምግቦች ለመስሪያ የሚያገለግል ምድጃ ነው ።

ይህ በምስሉ ላይ የምታዩት በልደት ጊዜ ለማስጌጥ ወይም የሚሰሩ ጌጣጌጦች ናቸው ከፊኛ ከተለያዩ ቅርጥርጥ ወረቀቶች እና ከሻማ ብርሃን ይሰራል።

እኝህ በምስሉ ላይ የምትመለከቷቸው ሰዎች ከመሬት ላይ ቁጭ ቁጭ ያሉት ምርኮኞች ናቸው ።በዙሪያው ያሉት ደግሞ ወታደሮች ናቸው ።

ይሄ በምስሉ ላይ የምናየው ኧ ..በሰሜኑ ቤሎም ደሞ በደጋ አካባቢ የሚታይ አለባበስ ነው። ኧ..ባህላዊ ዘፈንንም ወይም አጨፋፍርን ይገልፃል።

በምስሉ ላይ የምንመለከተው አንድ ምድረበዳ ላይ ያለ ቦታን ይመስላል። ያሉት ዛፎች በጣም ራቅ ራቅ ብለው የተቀመጡ እና በጣም ብዙ አረንጓዴ የሚመስል ቦታ ነው። ስናየው ብዙ ጊዜ በቱሪስቶች የሚጎበኝ ኢትዮጵያ ውስጥ የሚገኝ ቦታን ይመስላል።

ይህ በምስሉ ላይ የምናየው ሰፊ እርሻ ላይ የተዘራ የሽንብራ እሸት ገና ሳይጎመራና ለመታጨድ ያልደረሰ ግን እሸቱን መበላት የሚችል ፍሬ ያፈራ ተክል ነው።

ይህ በምስሉ ላይ የምታዩት ቦታ ዙሪያውን በአረንጓዴ ተክል እና በተራራ የተሸፈነ ከላይ በሚወርድ ወይም ፏፏቴ ያለበት የሚያምር ቦታ ነው።

ይህ በምስሉ ላይ የምናየው ከዲንጋይ ተጠርቦ የተሰራ ቅርጻ ቅርጽ መሰል ጌት ነው።

በምስሉ ላይ የምናየው የወንዶች ጸጉር መስተካከያ ቤት ነው። በስተቀኝ በኩል ቁጭ ብሎ የምታዩት ጸጉሩን ለመቆረጥ የተዘጋጀ ሰው ነው በስተግራ በኩል ደግሞ ጸጉር አስተካካዩ መሆኑን ይገልጻል።

በምስሉ ላይ የምናየው የቡና አቀራረብ ቡና በሲኒ ውስጥ እንዲሁም በዓለላ በተሰፋች እርቦ ላይ ደግሞ ፈንዲሻ ተደርጎ በሄድ ላይ ነው የቀረበው።

በምስሉ ላይ የምታዩት ህንጻ የአንድ ቦታ የማህበረሰብ ሰብሰብ ብሎ የመኖሪያ ቤት ነው።

ይህ በምስሉ ላይ የምታዩት ምግብ ባህላዊ ምግብ ነው የሚዘጋጀውም ክትፎ በቂቤ እና ብበርበሬ ወይም በሚጥሚጣ ተለውሶ የሚቀርብ ምግብ ነው ።ማቅረቢያው ዕቃማቅረቢያው ዕቃ ጣጋ ይባላል።

ይህ በምስሉ ላይ የምታዩት ባህር ዳር ነው። ከአንድ ቦታ ወደ ሌላ ቦታ ለመጓጓዣ ደንገል ከሚባል ተክል የተሰራ ጀልባዎች ተደርድረው ሰዎችን ለማሻገር ሰዎችን በመጠባበቅ ላይ የተዘጋጁ መሸጋገሪያ ናቸው።

እነኝግ በምስሉ ላይ የምታይቸው ኮረዳዎች የእንድ የገጠር ባህል አላባበስ እና የሹርባ ጌጣጌጥ መገለጫ አድርገዋል። ድሪ ባንገታቸው ላይ አድርገው የምናያቸው የገጠሩ አጌያጌጥ ነው።

ይህ በምስሉ ላይ የምታዩት ስዕል በባህላችን በእጅ የሚሰሩ ለትርፋትርፍ ስራ የተዘጋጁ ስዕል ነው። ወይም ደግሞ ለምንጣፍ ስራ የተዘጋጀ ስዕል ነው።

ይህ በባህርዳር ከተማ ላይ የተገነባ እ ህንፃ ነው። በግንቡ ላይ በራሱ በግንቡ ማቴራል የተፃፈ የባህርዳር ቱሪዝም የሚል የተፃፈ ፁሁፍ ይታይበታል።

ይሄ በምስሉ ላይ የምናየው በጣም ቆንጆና የተዋበ የመዝናኛ የሻይ ቡናና ምግብ ቤቶች ያለበት ቦታ ነው።

ይህ የምታዩት ተሳቢ መኪና ነው። ዕቃዎችን ከአንድ ቦታ ወደ አንድ ቦታ የተለያዩ ጭነቶችን ለማጓጓዝ የሚያገለግል የጭነት መኪና ነው።

ይህ በምስሉ ላይ የምናየው በቅርብ ጊዜ በደቡብ ክልል የተሰራ የመናፈሻ ስፍራ ነው ፤ በስተቀኝ በኩል ሰፋ ያለ ሃይቅ አለው በጀልባ እየተዝናኑ አከባቢን ለመጎብኘት የሚያመች ስፍራ ነው።

ይህ በምስሉ ላይ የምታዩት ጸጉር ስራ ግማሽ የተያዘላት አምፖሎ ሲሆን ከፊት በኩል ያለው ደግሞ በቁጥርጥር መልክ በገመድ ተሰርቶ ዶቃ ከጫፉ ላይ ተደርጎላታል።

ይህ በምስሉ ላይ የምታዩት በጎንደር ውስጥ ያለ ጥንታዊ የፋሲል ግንብ ነው። እረጅም አመትን ያስቆጠረና ለጎብኝ በስፋት ክፍት የሆነ ነው።

ይህ በምስሉ ላይ የምናየው የእግርኳስ ሜዳ የሚመስል ነው። የእግርኳስ ሜዳ ነው። ኳሶች ናቸው በሜዳው ላይ የምናያቸው። የእግግር ኳስ መጫወቻ ኳሶች ናቸው።

ይህ በምስሉ ላይ የምታዩት ጫማ ብዙ ጊዜ በብርድ ወቅት ቤት ለቤት ውስጥ ለህፃናት እግራቸውን እንዳይበርዳቸው ሚጫሟቸው ጫማዎች ናቸው።

ይህ በምስሉ ላይ የምታዩት የመናፈሻ ቦታ ነው። በእግረኛው መንገድ ዳር ዳር ላይ ሰዎች በደከማቸው ሰአት ራሳቸውን ዘና ለማድረግ እንዳርፉበት የተዘጋጁ ወንበሮች ያለበት የመዝናኛ ቦታ ነው።

ይህ በምስሉ ላይ የምታዩት በጠርሙስ ያለው መጠጥ ከለስላሳ መጠጥ የሚመደቡ ወይም ደግሞ የተለያየ አትክልቶችን ጁስ ላይ ተጨምሮ ለመጠጥ የተዘጋጀ ለስላሳ መጠጥ ነው።

እነዚህ በምስሉ ላይ የምታያቸው በተለያየ ሳይዝ የተሰሩ የምግብ መያዣ ሳጥን ነገር አይነት ናቸው። ወይም ማቀዝቀዣነት ለማስቀመጥ የምንጠቀምባቸው፤ የምንገለገልባቸው የቤት ዕቃዎች ናቸው።

በምስሉ ላይ የምንመለከተው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚከበረውን የደመራ በአል ስነስርዓት እና ብዙ ጊዜ የዚህ ስነስርዓት ላይ ከፊት ለፊት የምታዩአቸው አባቶች ባርከው ችቦውን ከለኮሱት በኋላ ነው ከኋላ ያሉት ምዕመናን እሳቱን ማቀጣጠል የሚችሉት።

በቀድሞ ዘመን የነበሩ ባለ አባቶች ለጦር በሚወጡበት ሰዓት ለመከላከያ የሚጠቀሙበት ጋሻ እና በጭንቅላታቸው ላይ የሚደረግ ዘውድ ነው ።

ይህ በምስሉ ላይ የምታዩት ድልድይ ነው። ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ወይም ለመሻገር ተራራማ ስለሆነ ለመሻገር የተሰራ ከእንጨትና ከሽቦ እንደመረብ መልክ ተደርጎ ተወትሮ የተሰራ ድልድይ ነው።

ይህ በምስሉ ላይ የምታዩት በጣም ውብ እና ያማረ ህንፃ ነው። የተሰራውም ከተለያዩ ቅርቅሃወችና ጠርሙስ የተደረደረበት የመዝናኛ ወይም የመጠጥ ቤት ይመስላል።

ይህ በምስሉ ላይ የምናየው ምግብ የተጠበሰ አሳ ነው። አጥንቱንም እንዳይጎዳ ሎሚ አብሮት ተዘጋጅቶለታል።

ይህ በምስሉ ላይ የምታዩት መፃህፍ የተቆለፈበት ቁልፍ በሚል ርዕስ የተፃፈ የልብ ወለድ መፃህፍ ወይም መድብል ነው።

እነኚህ በምስሉ ላይ የምታያቸው የቤት እቃዎች ናቸው። እነኚህም የቤት ዕቃዎች ከባህላዊ በአለላ፣ በክር ወይም ደግሞ በማዳበሪያ የተሰፉ የዳቦ የእንጀራ ማቅረቢያ የተዘጋጁ ስፌቶች ናቸው።

በምስሉ ላይ የምታዩት ኧ የአናናስ ሻይ ነው። በውስጡ ጤናዳም ተጨምሮበታል በሲኒው ማስቀመጫ ላይ ደግሞ አዝሜሪኖ የሚባል ቅጠል ዙሪያውን ተደርጓል። እንዲሁም በቀይ በኩል አናናስ ተቆርጦ ተቀምጠዋል

በምስሉ ላይ የምታዩት አከባቢ በረሃማና ከከተማ ወጣ ያለ እ አትክልቶች እራቅ እራቅ ብለው የሚታዩበት ቦታ ነው።

ይህ በምስሉ ላይ የምታዩት ለውሃ ቧንቡሃ ቆጣሪ በሚበላሽበት ስዓት የውሃ መክፈቻ ና መዝጊያዎች በሚላሉበት ስዓት ፈቶ ለማስተካከያ የሚያገለግል የመሳሪያ አይነት ነው።

ይህ በምስሉ ላይ የምታያቸው ትልቅ አባት አይናቸውን ታመው ሰዓት ተጠብቆ የሚደረጉ መድሀኒቶችን በአግባቡና በስርዓት እየተደረገላቸው የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየው የሀገር መከላከያ መሪ የደንብ ልብሱን ለብሶ የሚያሳየን ምስል ነው።

ይህ የምታዩት ስፍራ የድሮ ባቡር ጣቢያ የሚባለው ነው። የድሮ ታሪካዊ ይዘቱ ብለን የምንለው እነኚ የድሮ የቮልሰዋገን መኪናዎች፥ የድሮ አለባበሶች ፥ በመንገድ ላይ የሚታዩ ሰዎች ባጠቃላይ የቀድሞ ታሪካዊ መገለጫዎች ናቸው።

ይህ በምስሉ ላይ የምናየው በአንድ ጫካ ውስጥ የቀረፃ ስራ እየተካሄደ እንዳለ የሚያሳይ እ ምስል ነው።

ይህ በምስሉ ላይ የምታዩት በግ ነው። በበጉ ላይ ደግሞ የተለያዩ የወፍ ዓይነቶች እላዩ ላይ ያለውን ነፍሳት በመመገብ ላይ ናቸው። በጉ የቤት እንስሳት ሲሆን ወፎች ደግሞ የዱር እንስሳት ናቸው።

ይሄ በምስሉ ላይ የምታዩት የተፈጨ ጨው፣ የሎሚ ቁራጭ በማንኪያ ላይ ተደርጎ ነው። ብዙ ጊዜ እንደዚህ አይነት ነገሮችን ጥርሳችንን ለማንጣት የምንጠቀምበት ባህላዊ የአጥቃቀም ዘዴ ነው።

ይህ የምታዩት አርማ ጸሃይ ባንክ የመለያ እንዲሁም ደግሞ የመገለጫው ጸሃይ ባንክ የተባለ ባንክ ተቋም መገለጫ አርማ ነው።

ይህ በምስሉ ላይ የምታዩት የግብርና ስራ አፈር ከተለሰለሰ በኋላ ዘሩን በመስመር የመዝራት ስርአት እየተከናወነ ነው።

ይህ በምስሉ ላይ የምናየው የሀገር ባህል ልብስ የሚሰሩ ሸማኔዎች በመባል የሚታወቁት ቆየት ያለ ባህልን የሚገልጽ በጉድጓድ ውስጥ በመቀመጥ የሚሰራ የልብስ አሰራር ነው።

ይህ በምስሉ ላይ የምታዩአቸዉ ፈረሶች ናቸዉ። ወደ የትም አካባቢ ሄደዉ እንዳይጠፉ እና በቂ የሆነ የግጦሽ ስፍራ ስለሆነ በአጥር ተከልለዉ አረንጓዴ በሆነ ስፍራ ላይ እናያቸዋለን። የቤት እንስሳ ስለሆኑ እንዳይጠፉ በአጥር የተከለሉ ይመስላሉ።

በምስሉ ላይ የምናየው የሲሚንቶ ፋብሪካ ነው። ሲሚንቶ ደግሞ ብዙ ጊዜ ለተለያዩ ግንባታዎች የምንጠቀምበት ከግንባታ ህግ መሰረታዊ ከሆኑ ጥሬ ዕቃዎች አንዱ ነው።

እነኝህ በምስሉ ላይ የምታዩአቸው እንስሳዎች የቤት እንስሳት ናቸው ።ከፊት በኩል ነጩ የምናየው ወይፈን ነው። ከበስተኋላ በኩል ደግሞ የምናያት ቀያ ጊደር ወይም ለመታለብ የደረሰች ከብት ናት።

ይሄ በምስሉ ላይ የምታዩት የአምቦ ውሃ ወይም የአምቦ ጠበል በመባል የሚታወቀው የመጠጥ አይነት ነው። ከአልኮል ነጻና ምግብ ከተመገብን በኋላ በውስጣችን ምግቡ እንደልብ እንድንሸራሸር የሚያደርግልን ከአልኮል ነጻ የሆነ መጠጥ ነው።

በምስሉ ላይ የምታዩት ዳገታማ ቦታ የአፈር መሸርሸር እንዳይገጥመው በእርከን በእርከን ተደርጎ የተገነባ ስፍራ ነው። ውሃ በቀላሉ ቦታውን እንዳይሸረሽርው የሚያገለግል የአገዳደብ አይነት ።

ይች በምስሉ ላይ የምታያት የገጠር ሴት ናት በምስሉ መሰረት እንደምናያትልጇን ታቅፋ ቀና አድርጋ በእይታ ላይ ነው ያለችው።

ይህ በምስሉ ላይ የምትመለከቱት ከብርቱካን የተዘጋጀ ፍንታ የሚባለው መጠጥ ነው ከአልኮል ነጻ እና በጠርሙስ ሳይሆን በቀላል ከቦታ ቦታ ለማንቀሳቀስ እንዲያስችል ተደርጎ ከፕላስቲክ ጠርሙስ መሰል የተዘጋጀ የመጠጥ አይነት ነው።

ይህ በምስሉ ላየ የምታዩት የደመራ፣ የደመራ ወይም የመስቀል ባህል አከባበር ነው። ህብረተሰቡ በአደባባይ ወጦ የደመራ ችቦ ፕሮግራም በማድረግ ላይ የሚያሳይ ምስል ነው።

ይህ በምስሉ ላይ የምታዩ የሰሜን ተራራ የሚገኝ ብቸኛ እንስሳ ቀይ ቀበሮ የተባለው ምስል ነው።

ይህ በምስሉ ላይ የምናየው በሻይ ብርጭቆ ውስጥ ከተለያዩ ቅመም እና ድንች የተዘጋጀ ባህላዊ ትኩስ የሻይ አይነት ወይም መጠጥ ነው።

ይች በምስሉ ላይ የተሳለችው ሴት ቴዎድሮስ የሚባለውን ሹርባ ተሰርታለች። በጆሮዋ ላይ የጆሮ ሎቲ ወይም ጆሮ ጌጥ አድርጋለች። እና ባህልን የሚያሳይ አመለካከት አላት።

እነኝህ በምስሉ ላይ የምታዪቸው ሰዎች የሃይማኖታዊ ስርዓትን በቤተ ክርስቲያን ላይ ጦዋፍ በማብራት የጸሎት ስርአትን በማከናወን ላይ እንዳሉ ያሳያል።

ይች በምስሉ ላይ የምትያት ሴት ፀጉሯን በፀጉር ውስጥ ቤት ተሰርታ ከኋላዋ ያስጌጠች እንዲታይ ተደርጎ እንዲታይ ተደርጎ የሚታይ ነው።

በምስሉ ላይ የምንመለከተው አማራ ሚድያ ኮርፖሬሽን የተማሪዎች እውቅና በሚል ርዕስ ዙሪያ የዘገበውን ውይም የተሠራውን ዜና ነው በጣም የተሰበሰቡ ብዙ ሰዎች አሉ። የተሰበሰቡ ሰዎች ብዛት አይተን ሰፊ አዳራሽ እንደሆነ ማወቅ እንችላለን።

ይህ በአረንጓዴ ቀለም የተሰራ ማስታወቂያ ነው። ሳፋሪኮም ፈጣንና የስልክ አገልግሎት የሚል ነው።

ይህ በምስሉ ላይ የምናየው አረንጓዴ ጀሪካን ላርጎ የተባለ ፈሳሽ ሳሙና ነው። ለልብስ ማጠቢያ ለእቃ ለቤት ማጽጃ ለተለያየ አገልግሎት መዋል ይችላል።

ይሄ በምስሉ ላይ የምናየው በአንድ ፎቅ ውስጥ ያለ ቢሮ ነው። በውስጡም ወንበር ፣ጠረጴዛ እንዲሁም ደግሞ በግድግዳ ላይ የተለያዩ የተሰቀሉ ምስሎች አሉ።

ይህ በምስሉ ላይ የምታዩት የውሃ ቧንቧ መፍቻ መሳሪያ ነው። ብዙ ጊዜ ውሃ ሲበላሽብን ወይም አዲስ ውሃ ለማስገባት ቡለኖችን የውሃ መክፈቻ እና የተለያዩ ብሎኖችን ለማጥበቂያ የምንገለግልበት ነው።

በምስሉ ላይ የምታዩት እጁን ወለም ብሎት ወይም ደግሞ ተሰብሮ በባህላዊ ህክምና ወይም ወጌሻ እየተረዳ እያለ የሚያሳይ አንድ ታማሚ ምስል ነው።

በምስሉ ላይ የሚታዩ የሳሙና አይነት ነው። የሚያገለግለውም ለገላ፣ ለፊት እና ለእጅ መታጠቢያ የሚሆን የሳሙና አይነት ነው።

ይህ በምስሉ ላይ የምታዩት ከጀርባ በዘመናዊ የተዋበ መስሎ የሚታይም ልብሱ ግን የጎንደርን የሚገልጽ የባህላዊ የሴቶች የመዋቢያ ወይም ደግሞ ባህላችን መገለጫ ቀሚስ ነወ። የጎንደር ባህል መገለጫ ቀሚስ ነው።

ይሄ በምስሉ ላይ የምታዩት የሀረር ቅርንጫፍ የህዝብ ቆጠራ የሚካሄድበት የመስሪያ ቤት ወይም ቢሮዎች ያለበት ቦታ ነው

ይህ በምስሉ ላይ የምናየው አንድ የሚከበር ባህል ወይም የባህል ቀን እንዳለ የህዝቡ ብዛት ያሳያል። እነኝህ ከፊት በኩል የምናያቸው ደግሞ በአግባቡ ሰው መስተናገድ እንዳለበት ህግና ስርዓቱን ጠብቆ እንዲሄድ የሚያስተባብሩ የህግ አስከባሪዎችን የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየው የአገር ባህል የተለያዩ የስፌት አይነቶች ናቸው። ስፌቶቹም ከስንደዶ ከአለላ ሙዳይ እና የቁርስ ማቅረቢያ ተደርጎ የሚባሉ የተሰሩ ናቸው።

ይህ በምስሉ ላይ የምናየው ባህላዊ ምግብ ነው። ባህላዊነቱን የሚገልጸው ከበሮ፣ ሞሰብ ወርቅ፣ ከቆዳ የተሰሩ የተለያዩ መቀመጫ እና ጠረንጴዛዎችን እናያለን እነኝህ ሁሉ የባህላዊ ውጤቶች ናቸው።

ይህ በምስሉ ላይ የምታዩት የጎመን ቅጠል ነው። በገበያ ላይ ለመሸጥ የተዘጋጀ ተመጥኖ ተመጥኖ የታሰረ ጎመን ነው።

በምስሉ ላይ የምታዩት ከግብርና ስራ አንዱ የሆነው ችግኝ ተከላ ስራ እያካሄዱ ነው። በዘር ሳይሆን ዘሩ ቡቃያ ከሆነ በኋላ ወደ ችግኝነት ተቀይሮ የሚተከል ተክል ነው።

ይህ በምስሉ ላይ የምታዩት ባህላዊ የስፊት ዓይነት ነው። ከቀኝ፣ ከቢጫ ከአረንጓዴ በተለያዩ ከለሮች በአለላ ወይም በክር ለግርግዳ ጌጥነት እንዲውል ተደርጎ የተሰራ ባህላዊ ጌጣጌጥ ነው።

ይች በምስሉ ላይ የምታዩአት መሳሪያ የአንድ ህንጻ ግንባታ ስራ ወይም የቤት ስራ ወይም የእንጨት ስራ በአንድ በኩል እንጨትን ለመሰንጠቅ በአንድ በኩል ደግሞ ሚስማርን ለመምታት የምታገለግል መሳሪያ ናት።

ይህ በምስሉ ላይ የምታዩት አርማ ቀድሞ የአማራ ብድር እና ቁጠባ ተቋም ተብሎ የነበረው አሁን ጸደይ ባንክ በመባል የሚገለጸው የብድርና ቁጠባ የአማራ ብድርና ቁጠባ ማህበር ነው።

ይህ በምስሉ ላይ የምናየው አረንጓዴ እና ነጭ መሰል ባሮ የተባለው ሽንኩርት ምስል ነው።

በምስሉ ላይ የምናየው የባህል ምግቤት ነው። ይሄን የምናውቀው ደግሞ ሴትዮዋ የባህል ልብስ ለብሳለች። መጎራረስ ደግሞ ባግላችን ስለሆነ።

ይች በምስሉ ላይ የምናያት ቆንጆ ሴት የወሎን ባህል የምታሳይ ናት። ምክንያቱም ሻሿን ሰፋ አርጋና ነጠላዋን አጣፍታ ለብሳለች። በጆሮዋም ላይ በግራ በኩል አሪቲ ሻጥ አድርጋ እናያታለን። ባህላዊ አገላለጿ የወሎን ባህል የሚገልጽ ነው።

ይህ በምስሉ ላይ የምናየው ሰው ታዋቂ ሰው ነው። አዲዳስ የሚል ኮፍያ እና አረንጓዴ በጥቁር ሰማያዊ እንዲሁም ነጭ ቀለም ያለው ሹራብ ለብሷል።

ይህ በምስሉ ላይ የምታይዋቸው ሰዎች በሰፊው እርሻ ላይ በደቦ ተሰማርተው የዉሃ መሄጃ ቦይና የአትክልት ቦታ የሚያዘጋጁ ናቸው::

ይህ በምስሉ ላይ የምታዩት አልኮል መጠጥ ነው። ብዙ ጊዜ ምርቱ በመመረት ያለው በጎንደር እና እንድሁም በደብ ብርሃን ሰሜን ሸዋ ያለ የሚመረት መጠጥ ነው።

ይህ በምስሉ ላይ የምታዩት መጽሐፍ ነው። ግራጫ ቃጭሎች ይላል ።ከበሩ ላይ የተሳለው ስዕል የኢትዮጵያ ብቸኛ የሆነ የአሳሳል ዘዴ ነው

ይህ በምስሉ ላይ የምናያቸው የፈረንጅ ዶሮዎች ናቸው። በእርባታ ቤት ውስጥ ያሉ ይመስላሉ ከብዛታቸው አኳያ ስናያቸው የእንቁላል ዶሮዎች ናቸው።

ይህ በምስሉ ላይ የምታዩት በአማራ ሚዲያ ኮርፖሬሽን በአንድ ወቅት ላይ የተዘጋጀ የዜና ፕሮግራም ነው ። በቴክኖሎጂ ልቀት ሰፋ ያለ ውይይትን ሊያደርጉ የተጠሩ እንግዶች በአዳራሹ ላይ ያሳያል።

ይሄ ማህበረሰቡ በምስሉ ላይ የምታዩት ተክል ቆስጣ ነዉ። ማህበረሰቡ በቤቱ አካባቢ ዙሪያ በቀላሉ አዘጋጅቶ ወይም ተክሎ ለምግብነት የሚዉል ቆስጣ የሚባል የአትክልት አይነት ነዉ።

ይህ በምስሉ ላይ የሚታዩት በብዛት የህዝብ ብዛት የሚታይበት ባህላዊ ወይም የመንፈሳዊ ጉዞ እያደረጉ ነው።

ይሄ በምስሉ ላይ የምናየው የመብራት ሀይል ቢሮ ትልቁ ህንፃ ነው። አገልግሎትነቱም ለህዝብ በአግባቡና ፍትሀዊ በሆነ የመብራት ስርጭት አቤቱታ የመቀበያ ቢሮ ነው።

ከዚህ ጋ ያለው ምስል የተጋገረ ትኩስ እንጀራ በርበሬና ዘይት ተቀብቶበት የሚያሳየን ስዕል ነው። ብዙ ጊዜ በኢትዮጵያ የተለመደ ምግብ ነው።